ፋሽንን የሚያሳዩ ሴቶች እንመለከታለን። የተለያዩ አልባሳትን ለብሰው አንዷ ወደዛ አንዲቱ ወደዚህ እየመጡ እየተንቀሳቀሱ ፋሽኑን እያሳዩ የምንመለከት ሲሆን፤ በርካታ ሰዎች ቆመው በርካታ ሰዎች ቆመው ፋሽን የሚያሳዩትን ሴቶች እየተመለከቱ እናያለን።

በጣም ደስ የሚል ተፈጥሮና አካባቢ ሲሆን ፤ አረንጓዴአማ ቦታ ነው። አሸንግግዬዎቹ እንደምንመለከታቸው አበበው እናያቸዋለን። የመስከረም ወራት ይመስላል ሙሉ አካባቢው ደስ የሚልና አረንጓዴማ ነው። ትንሽ ያቅ ብለን ስንመለከት ደግሞ ደመናም ሰማይ እና መልካም ምድር እንመለከታለን።

በርካታ ተሽከርካሪዎች ቁመው እንመለከታለን እነዚህም ባሶች ናቸው እንደዚሁም ደግሞ በርካታ ሰዎችን አልፈው አልፈው ቁመዉ እንመለከታለን። ከላይ እቃ የተጫነበት ባስንም እንደዚሁ እናያለን።

ይህ በገበያ የተደረደሩ በርካታ ፍራሾችን እንመለከታለን ፍራሽ በቤት ውስጥ ከሚጠቅመን ወይም ከሚያገለግለን ማንኛውም እቃ አንዱ ነው። እና በዚህ የገበያ ቦታ ላይ በርካታ ፍራሾችን እናያለን።

በርካታ የዱር እንስሳት አንድ ላይ ወጥተው በጫካ እየገቡ እየሮጡ እንመለከታ መሬቱ መንገድ ወቶበት እንመለከታለን እና ራቅ ያለ ስንመለከት በጣም ጫካ እና በጣም ጭፍግግ ያለ ቦታ ነው ያለ።

ይህ ሸካራ ቆዳ ያለው የሚመስል እንዲሁም ደግሞ ተሳቢ በልቡ የሚሳብ እንስሳት እንመለከትለን።

የተለያየ ቀለም ያላቸው ነጠላ ጫማዎች ይመለከታል። እነዚህ ጫማዎች በቤት ውስጥ ለሻወር እንደዚሁም ደግሞ በቅርብ ለመጓዝ የሚያገለግል ጫማዎች ናቸው።

በጣም የምር ያሸበረቀች የተዋበች መኪናን እንመለከታለን። ከእነዚህም መካከል የተለያዩ አበባዎችን እንዲሁም ደግሞ ልብስ ወይም ጨርቅ ነገር በፊት ለፊት ታስሮባት የተለያዩ አበባዎች ተጥሎባት እናያለን። ከጀርባ ደግሞ የተለያዩ አበባዎችን መጠቀም ቦታው አሸብርቀው ተውቦ እናያለን።

ተሽከርካሪዎች ወይም ባሶችን እንመለከታለን እና የተሽከርካሪ እጥረት ይመስላል በጣም ብዙ ሰዉ ተሰብስቦ እየጠበቀ በጣም እየተጋፋ እየተሻማ እንመለከታለን ይህ እንግዲህ የተሽከርካሪዎች እጥረትን የሚያሳይ ነው።

አርማ ሲሆንና የአማራ ቴሌቪዥን አርመን ነው በተለየ ጽሁፍ ጽፈው ነገር አድርገው ቲቪ የሚል በሰማዊ ቀለም ጨምረው በውስጥ ያማራ ቴሌቪዥን እንመለከታለን

አስፖልትን እየወለወሉ፣ እያጠቡ፣ እያፀዱ እንመለከታለን ውሃ የሚያደርግላቸው ፈሳሽን የሚጭን መኪና በቱቦ ዉሃ እያደረገላቸው እንመለከታለን። እና በርካታ ወጣቶች አስፖልቱን እያጠቡ እናያለን።

የዱር እንስሳቶችንመለከት ሁለት ዝንጀሮዎችን እናትና ልጅ ዝንጀሮችንን ብንመለከታለን ራስዋ እየጨመረ ሂደትንመለከተው አለ

በምስሉ ላይ አምስት ቤተሰቦች አለን እነዚህ መካከል አንዱ ወንድ ልጅ ሲሆን ሌሎቹ ሴቶች ልጆችና እናት ይመስላሉ ሁሉም የባህል ልብስ ደግሞ ነጠላ ቀሚስ ለብሰው ናቸዋለን። ፀጉራቸዉን ላቀው አበጠረው እናያለን።

ተሽከርካሪ ወይንም ደግሞ ባስን ምንመለከት ሲሆን መስኮቱ አካባቢ እና የፊት ለፊቱ አካባቢን የሚያሳይ የማይመስል ጥቁር ቀለም ያለው ባስ ነው እና ከዚውጭ ያለው ደግሞ ነጭ ቀለም አለው።

የተለያዩ ህግን ባታዎች የወይም ስነህንፃዎች እየፈረሱ ሰዎች በመንገዱ እየተንከሳከሱ እንዱም ደግሞ እንዴየጭነት ተሽከድካሪ መኪና ቁሞ በምስሉ ላይ እናያለን።

ተገንብቶ በመካከል የውሃመየጃ ተሰርቶበት እንመለከታለን። ልጁ ከዛ ገብቶ እየተጫውተ ውሃ ላይ የመለሰ እየረጨን መለከተለን ከጎን ደግሞ የበቆሎ ተክልን ወይም ደግሞ ሰብልን እንመለከታለን።

የአፍሪ ህርባን ምርት የምትመለከት የሴት ምስል እንመለከት ለም እና የነጭሽን ሁርት ሻምይላል የነጅሽን ኮርት ሻምፖን ከፍታ በአይኖዋይ የምትመለከትን ሴት በዚህ ምስል ተመልክተ ነው፡፡

በምስሉ ኢትዮጵያ ብርቅዬ ከሁኑት እንስ ሰዓት መካከል የምንጠትሰው ዋሊያን እና ጭላዲያ ዝንጀሮን እንመለከታለ። ዋሊያው ቁሞ ረጅም ቀንድ ያለው እና ፍይል የሚመስል ቁሞ ይምንመለከተው ሲሆን ዝንጀሮዎቹ ደግሞ ቁጭ በለው ንመለከታቸዋለን።

ይህ ማስታዋቂያ ሲሆን ማስታዋቂያውን የጃርታ ማስታዋቂያ ነው የኢቲዮጵያ ንግዲባንክ የዋጧ ማስታዋቂያ ነው። ከላይ አርማውን እንመለከታለን፤ ከታሽንሞ ጽሑፉን እንመለከታለ እዲያኞች ብዙ ጊዜህ በፍርድ ቤት የኙ ውዛዋትን ምዶሻን በምስሉ ላይ እንመለከታለን።